ሃይማኖት ሃይማኖት ማለት ሰዎች ተስፋ አደርገው የፈጣሪን መኖር እያመኑ በአእምሯቸው ተስማሚ ሂዎት የሚኖሩበት ነው። አብዛኛቸው ሀገራት ሃይማኖት አላቸው። በኢትዮጵያ እንዲሁም በአለም አቀፍ ሀይማኖት ትልቅ ድርሻ የሚይዘው ምን ሃይማኖት ይባላል ?

ፖለቲካ ፖለቲካ ማለት የፓርላማ አባላትና የተለያዩ የፖለቲካ ተንታኞች ስለ ሀገራቸው እንዲሁም ደግሞ ስለ ህዝባቸው የሚጨነቁትን ጭንቀት በሜዳ ወጥተው የሚናገሩበት ነው ከላይ በምስሉ ላይ የምንመለከተው የኢትዮጵያ ጠቅላይ ሚኒስትር የሆኑት ዶክተር አብይ አህመድ ናቸው እንደዚህ ነው ብዙዎቹ ጠቅላይ ሚኒስተሮች ሱፍ እና ቀረባት የሚያደርጉት።

መሪዎችና አባቶች ታዋቂ መሪዎች የምንላቸው ህዝብን በደንብ ያስተዳደሩ እንዲሁም ህዝብ በጣም የሚያመሰግናቸውና ለህዝብ የደረሰ ሰዎች የማሪዎች ከማህበረሰብ ውስጥ ከአንድ ዘር ይወጣሉ

ፖለቲካ እንደ ኢትዮጵያ ጠቅላይ ሚኒስትር የሆኑ ዶክተር አብይ አህመድ የሚሰሩት ፖለቲካዊ መግለጫ ነው ዶክተር አብይ አህመድ እየታገል ተወለዱ

መኖሪያ እና መኖሪያ ቤት ቤት የምንለው ሰዎችን የሚጸለልሉበት ከጸሃይ ከዝናብ ከቸነፈር እና ከተለያዩ የተፈጥሮ አደጋዎች የሚጠበቅበት ነው። መኖሪያ ቤት የምንለው ደግሞ ሰዎች የተሰጠችውን አብዛኛው የሀገሪቱን ለምን ሳር ቤት ይበዛል።

ጌጣ ጌት ማገት ሰዎች ከሰተች የላል የሚገኝ እንዲሁም ውስታዊ ስደስታ እንዲሰማቸው አግታው የሚወቱንበት ነው አብዛኛውን ጊዜ ጌታጌት የሚሠራው በርጂሮ እገርባፍnቻ እንዲሁም በአንገት ላይ እንደመዳዋነቶች በማዘር ነው ለምድነው በአብዛኛውን ጊዜ ጌቶች የሚወዱት ሴቶች ሆን

ሙዚቃ ሙዚቃ የምንለው በማህበረሰብ ውስጥ ታሪክን በመመርኮዝ ችግሩን ለመፍታት እንዲሁም ነቅቶ ባህሉን ወጉንና ሃይማኖትን እንዲጠብቅ የሚያደርጉ ናቸው በአብዛኛው ጊዜ ሙዚቃ በገጠር ይሰራል።

ትምህርት ልጆች ሰልፍ ተሰልፈው በቀኝ እጃቸው ላይ ተመርኩዘው በስተጀርባ ደግሞ ትምህርት ቤት ይታያል። ትምህርት ቤቱ በሰማያዊ ቀለም የተገቀባ እንዲሁም ከላይ የተቀደመ ትምህርት ቤት ይታያል።

የቤትና የዱር እንስሳት የምንመለከታት አዲስ የተወለደች እንስሳት እንደፍዬል መሳይ አፉዋ የተከፈተ አይኗ ነጭ የሆነ ከበስተጀርባዋ ደግሞ አረንጓዴ እጽዋት ውሃ ላይ የሚበቅል የሚመስል ሰፋፊ ቅጠላት ይታያሉ።

ዜና መለከተው በቴሌቪዥን መስኮት ላይ በአማራ ሚዲያ ኮርፖሬሽን እየተላለፈ ያለ መልዕክት ያሳየናል ዜናውን የመኖሪያ ቤት ጥያቄን መመለስ የሚል ከበስተጀርባውም የመንገድ ላይ መብራት ይታያል ከዛም አልፎ የሚያማሩና ከሌላ ህንጻዎች እንዲሁም ባጠገባቸው ትንንሽ ዛፎች ይታያሉ

ፀጉር ፀጉር ማለት የሰው ልጅ በተፈጥሮ በራስ ቅሉ ላይ የሚያበቅለው ከዝናብ ከፀሐይ ከቸነፈር እና ከተለያዩ የተፈጥሮ አደጋዎች ራሳቸውን የሚጠብቁበት ተፈጥሯዊ ጸጋ ነው። ለምንድን ነው ሰወች ራሳቸው ላይ ቅቤ እና ቅባት የሚቀቡት?

ታሪክ እና መልክዓ ምድር ፀሀይ እየወጣች ትታያለች ፀሀይዋ ስትወጣም እንደ ቀይ ደም የሚመስል ነገር ፈንትካ ትታያለች ከወዲህም የሚታዩት ተራራማ በሸለቆዎች ፣ድንጋዮች እና የተለያዩ የተፈጥሮ እፅዋቶች በርቀት ይታያሉ።

ሃይማኖት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የክርስትና እምነት በተመስጦ የምታራምድ ሲሆን መስቀሉን ተሸከመው የተባረካለች ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መስቀል ለምን ከሁሉ በተለይ የተቀበረዋለች።

ማህበረሰብ እና ቤተሰብ አራት ሰዎች ሁለት ባል እና ሚስት እና ልጆቻቸውን ይዘው አንዱ ልጅ በግራ ወደ አባቱ በኩል አንዱ ደግሞ ወደ እናቱ እግር ስር ቁጭ ብሎ እንዲሁም አራቱም በጠረጴዛ ላይ ቁጭ ብለው ይታያሉ።

አስጥ የከተዳዩ ሳሮች እና ከማዳበሪያዎች የተሠሩ እንደ ሰፌድ መሰብወርግ አገርግሉ ወንፊት የመሳሰሉ የባህል መሳሪያዎች ይታያሉ አንዳንዶቹ በተዳየ ቀለም ያሽበረጉ ናቸው አንዳንዶቹ ደግሙ በተመሳሳይ እና በስንድዶ ሳር የተሰሩ ናቸው

ሙዚቃ አንድ ጥበብ ቀሚስ የለበች ሴት ቀሚሱን ነጭ ሲሆን በመካከሉ ላይ በጌቶች አጌተ ልብስ ይሆናሉ። በእጇም ላይ በነች የሆኑ ጌቶች አጌተች እንዲሁም በዘውሮ ላይ ረጅም ዘውር ያላት ሲሆን በጆረዋም ላይ ጌጦች ይታያል ከበስ ተጀረዋም የሚያመሉ ሰዋዋቶች ይታያሉ።

ማስታወቂያ ማስታወቂያ ማለት ተለያዩ ድርጅቶች ሥራቸውን እና ሰርቪሳቸውን ህዝብ አውቆላቸው እና ህዝብ እንዲጥቀመላቸው የሚያደርጉበት አንደኛ እና መሰረታው ዘዴ ነው። ለምሳሌ አንዳንድ ድርጅቶች የሚያመርቷቸውን ምርቶቶች በቴሌቪዥን እና በመሳሰሉት ያስተላልፋሉ። ለምንድን አብዛኛዎቹ ድርጅቶች ማስታወቂያ የሚሰሩት በሴቶች የሚሆነው።

ባንድራ እና መለያ ባንድራ የሚንለው አንድ ሀገር ካ አንድ ሀገር የሚለይበት ነው እንዲሁም የተላዩ የሀገራት የየራሳቸው መለየ አላቸው ለምሳሌ አማራ ብሔራዊ ክልላዊ መንግሥት ረእስ መስተዳዳት ጽፈት ቤት የሚባለው አርማ ነው ።ለምን አብዛኞች ሀገራት አርማ እንዲሁም ባንድራ አስፈለጋቸው።

ማስጌጥ አንድ ሶፋ እንዲሁም ከጎኑ የዛፍ ክርጥ ያለው አይነት አበባ በሶፋውም ላይ በክብክርስ የተሰራ በነጅ እና በውሃ መሰድ ከለም ያለው አበባ ክብክርጽ ሰርቶ ይታያሉ። ከሶፋውም በስተጀርባ የተለዩ መጋረጃዎች ተጥለፈው እና በቀለማ ሸብርቆ ይታያሉ።

የቤት እቃዎች፤ አንድ የሚያምር የእጅ ሰአት እንዲሁም በቀለም ያጌጠ፣ በወርቅ አይነት ነገር የተለበጠ ሰአት ያታያል። ሰአቱም በሆነ ነገር ላይ ተንጠልጥሎ ይታያል። ከሰአቱ የተቀመጠበት በታችም እንደጠረጴዛ አይነት ቅርጽ ያለው ማስቀመጫ ይታያል።

መሰረታዊ አገልግሎት ይህ የምንመለከተው የተለያዩ ማሽኖች በሶስት ረድፍ የተቀመጡ በላያቸው ላይ ደግሞ ነጭ እና እንደብረት አይነት ቅርፅ ያላቸው ከላይ ደግሞ በትልቅ አዳራሽ ውስጥ ተቀምጠው ይገኛሉ።

መጓጓዣ እና ተሽከርካሪዎች በምስሉ ላይ የምንመለከተው በመስመር ላይ የቆሙ ተሽከርካሪዎች ይታዩናል። ከዚያ በመቀጠል ደግሞ ከተሽከርካሪዎች በስተጀርባ የሚያማምሩ ዘንባባዎች እንዲሁም ከዘንባባዎች በስተጀርባ ያላለቀ ህንፃ ይታየናል።

የቤት እና የቢሮ እቃዎች፤ ይህ የምንመለከተው የጫማ ማስቀመጫ ሲሆን ባለሶስት መደርደሪያ ያለው፣ የሚያማምሩ ሂል ጫማ እንዲሁም ሽፍን ጫማዎች የተቀመጡበት ከጠረጴዛው በላይ ደሞ ቦርሳ ይታየኛል። ከዚህ በስተጀርባ ደሞ ነጭ የሆነ ግድግዳ እንዲሁም ከእንጨት የተሰራ ወለል ይታያል።

ንግድ እና ግብይት፤ አምስት ባጃጆች ይታያሉ፤ ታርጋቸው ከፊት የሆነ እና ከታች በሰማያዊ ቀለም የተቀቡ እንዲሁም ባለሶስት እግር ተሽከርካሪዎች የሆኑ ባጃጆች ይታያሉ። አጠገባቸው አንድ ሰው ቆሟል፤ ከበስተጀርባም ተራሮች ይታያሉ።

ባንዲራ እና መለያ አሁን የኢትዮጵያ የኢፌድሪ የኢትዮጵያ ባንዲራ ይታያል። ባንዲራውም በረጅም ብረት ላይ ተሰቅሎ ይታያል። ባንዲራውም አረንጓዴ፣ ቢጫ፣ ቀይ እና በመካክሉ ላይ አርማ ያለበት ነው። ከባንዲራው ባሻገር ዳመና እና ሰማይ ይታያል።